እየሱስ ክርስቶስ በይኃኒስ ሲጠመቅ የሚያሳይ ምስል ነው ::እና እየሱስ ክርስቶስ እንዴት ወደ ምድር መጣ?

ይህ የሚያሳየው በሀይቅ ዳር ያለ ጀልባ ነው። ጀልባ በሀይቆች ላይ እንደት እንደሚሄድ የሚያሳይ ነው። ጀልባ ግን በርቀት ስንት ይሄዳል?

ይህ ባለ ሶስት እግር ተሽከርካሪ ባጃጅ ሰዎችን ለማጓጓዝ ይጠቅመናል።

ብጹዕ ወቅዱስ አቡነ ጳውሎስ የሚባሉት በኢትዮጵያ ቤተክርስቲያን ውስጥ በደንብ የሚከበሩ አባት ናቸው። እኒህ አባት ምን ገድል ሰርተዋል?

ይህ የሚያሳየው በኢትዮጵያ ኦርቶዶክስ ቤተክርስትያን የሚከበር ክብረ በአል ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሌሎች አማኞች በምን ይለያሉ?

ይህ የኢትዮጵያና የትራንስፖርት ሚኒስቴር አርማ ነው። ለምንድ ነው ግን የኢትዮጵያ ትራንስፖርት አጉላይ የሆነው

እነዚህ የከተማ ሴቶች በገጠር አካባቢ ሄደው እየተመለሱ ወይም በገጠር አካባቢ ሄደው እየኖሩ ይገኛል። እነዚህ ሴቶች ለምን ወደ ገጠር ሄዱ?